የሱፐርማርኬት ምርቶች ለስላሳ ለስላሳ ከሱፐር ማርኬት ምርቶች አንዱ ሲሆን ይሄን እንግዲ በሱፐርማርኬት የሚሸጥ የመጠጥ አይነት ነው ለስላሳ በመባል የሚታወቀው የሱፐር ማርኬት ምርት ሲሆን ለስላሳ ከሚሰጣቸው ጥቅሞች ውስጥ ሁለቱን ተናገር?

ማስጌጥ ከተማን ማስጌጥ ከተማ ማስጌጥ የሚባለው እንግዲህ ከተማዋን ውበቷን በመጠበቅና የተለያዩ አትክልቶችን በመትከል እንዲሁም መስመሩሯን እና መብራቷን ውበት ማድረግ የሚደረግ የማስጌጥ ስርዓት ሲሆን፤ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለው የማስጌጥ ስርአት ነው። ከተማን ማስጌጥ የሚያስቀምጣቸው ጎንዮሽ ጉዳት ዉስጥ ሁለቱን ተናገር።

ምግብ ዳቦ ዳቦ ከምግብ አይነቶች ውስጥ አንደኛው ሲሆን መንገድ በአገራችን ተወዳጅ የምግብ ዓይነት ነው የምግብ አይነቱ የዳቦ በመባል የሚታወቀው እንግዲ የምን ከምን ሊዘጋጅ እንደሚችሉ አብራሩ።

ሕግ አስከባሪ ሚሊሻ ሚሊሻ የምትባለው እንግዲህ ከህግ አስከባሪ አካላት ውስጥ አንዱ ሲሆን፤ በአካባቢያችን ህግ እና ሰላምን ለመጠበቅ ተብለው የተቋቋሙ በሕግ የሚታወቁ መንግስት ያዋቀራቸው የሕግ አስከባሪ አካላት ሲሆኑ፤ እናንተ አካባቢ ያሉ ሚሊሻዎች ምን እየሰሩ ነው?

ማጓጓዣና ተሽከርካሪ ታክሲ ታክሲ በከተማ ከቦታ ቦታ ለመንቀሳቀስ የሚያገለግል የተሽከርካሪ አይነት ሲሆን እንግዲህ በብዛት በአዲስ አበባ ከተማ ውስጥ በብዛት ይገኛል እንዲሁም በሌሎች የክልል ከተሞች የሚገኘው ሲሆን እናንተ በታክሲ ሂዳችሁ ታውቃላችሁ?

ግብርና ግብርና ከምንለው ውስጥ አንዱ የደሮ እርባታ ሲሆን የዶሮ እርባታ ከግብርና አይነቶች ውስጥ የሚመደብ ሲሆን እንዲሁም በአካባቢያችን ዶሮዎችን በማርባት የሚተዳደሩበት ሲሆን ዶሮ እርባታ በአሁኑ ወቅት ምን ምን ጥቅሞች አሉት?

መጽሐፍ መጽሄትና ጋዜጣዎች አዲስ ዘመን ጋዜጣ የምንለው እንግዲህ ከጋዜጣ ዓይነቶች ውስጥ አንዱ ሲሆን ይህም እንግዲህ በበራሪ ወረቀት የሚዘጋጅ አዳዲስ ዜናዎችን የምናደርስበት የመረጃ ምንጭ ነው። አዲስ ዘመን ጋዜጣ መቼ አንብባችሁ ታውቃላችሁ?

ቤትና መኖሪያ ቤት ቤትና መኖሪያ ቤት ከምንላቸው ውስጥ አንደኛው ጎጆ ቤት ሲሆን ይህ ቤት በአሰራሩ በቅርጹ የተለየ የራሱ የአሰራር ስርዓት ያለው ሲሆን ይህም ከሳር እና ከእንጨት የሚሰራ አሰራር ሲሆን ይህም ጎጆ ቤት የሚባለውን ቤት አይታችሁት ታውቃላችሁ?

በአንዲራና መለያ የአማራ ክልል ባንዴራ የአማራ ክልል ባንዴራ ቢጫ ና ቀይቀ ለማት ያሉት ሲሆን ም እንግድ የተለያየቅርጽ ያላቸው ናቸው የማራ ና ባንዴራ መለያነቱ ለማራ ክልድ ሲሆን ይህን መቸ ተመሠረተብላችሁ ተስባላቸው

አትክልትና ፍራፍሬ ፓፓያ፣ ፓፓያ ከአትክልትና ፍራፍሬ ዐይነቶች ውስጥ አንዱ ሲሆን ይህም በመጠኑ ከፍ ያለ ሲሆን ውስጡ ለምግብነት የሚያገለግል በጣም ጣፋጭ የሆነ የአትክልትና ፍራፍሬ አይነት ሲሆን እናንተ አካባቢ አንድ ኪሎ ፓፓያ ስንት ብር ነው?

መሰረታዊ የአገልግሎት ጤና ተቋም ጤና ተቋም የምንላቸው እንግዲህ ከመሰረታዊ አገልግሎቶች ውስጥ አንደኞ ሲሆን ይህም ለጤናችን እንክብካቤባ መሰረታዊ የአገልግሎቶች ውስጥ የሚመደቡ የጤና እየተቋማት አይነቶች ናቸው። እናንተ በአካባቢ ያለ ጤና ተቋም ርቀቱ ምን ያህል ነው?

ማስታወቂያ የጫራታ ማስታወቂያ የምንለው እንግዲህ ሥራ በሚወጣበት አንድ ነገር ለመግዚያት የምንጠቀመ የማስታወቂ ዓይነት ሲሆን ሻጩዎች ምደግሞ የሚፈልጉትን ነገር ለመሾጥ የሚያወጥት የማስታወቂያ ዓይነት ነው። እናንተ የምንም አጫራታ ማስታወቂ የታችሁ ታወቃላችሁ?

ጥዕበብእና ባህል ጥበብ እና ባህል ከምንላቸው ውስጥ አንዱ እንግዲህ ባርኔጣ ሲሆን የባርኔጣ በሚባለው የልብስ ዓይነት እንግዲህ ከባላዊ ልብሶች ውስጥ የሚመህደብየ ባአል ልብስ ነው፡፡ ባርኔጣ እንግዲህ በተለያዩ ቦታዎች የሚገኝ ሲሆን ከምን ከምን እንደሚዘጋ ተናገሩ?